የብሉናይልይ ሆቴል እንግዲህ በባህር ዳር የሚገኝ በጣም ዘመናዊ የሆነ በኢትዮጵያ ወይም ደግሞ በአባይ ወንዝ የተሰየመ ዘመናዊ የሆነ ሲሆን በባህር ዳር በአባይ ማዶ ይገኛል ይህ ባለ አራት ኮከብ የሆነ ሆቴል ነው።

የመኪናዎች እንግዲ ለቤት መንቀሳቃለ መኪኖችን ልናገኝበት መሸጫ ወይም የመኪና መለዋወጫ ቦታውን በዋጋቸው ከሌሎች መኪኖች አንጻር በጣም ርካሽ ናቸው

የቡፌ እቃዎች አሉ የቡፌ እቃዎች ከቤት እቃዎች መካከል የሚመደቡ ሲሆን በጤም ውድ የሆኑ ከሌሎች እቃዎች አንፃር በአቤሬጅ በጣም በውድ የሚሸጡ ቡፌ ላይ ተቀምጠው ቤትን ለማስዋቢያነት እና ለማስጌጫነት የሚውሉ ፍልቅልቅ እቃዎች ናቸው። የተለያዩ ብርጭቆዎችን እና ሰሀኖችን ያጠቃልላል።

ሞሪንጋ ቅጠሎች የሚሸጡ ሲሆኑ እንዲሁም ደግሞ ያላቸው ንጥረ ነገሮች ናቸው ከሽፈራው የተፈጥሮ ይዘጋጃል

ህብረት የገበያ ማዕከል ይህ እንግዲህ የገበያ ማዕከል በጣም ተወዳጅ የሆነ በአዲስ አበባ ያለ በተለያዩ በሸራዎችና ድንኳኖች የሚደረግ ችርቻሮ እና የሸማቾች የህብረት ስራ ማህበራት ጋር የሚደረግ ገበያ ነው።

ሲቢኢ ብር ንግድ ባንክ ካዘጋጃቸው የዲጂታል መክፊያ መንገዶች መካከል አንደኛው ሲሆን እነዚህ ከየጠር ገንዘባችንን ከባንካችን ጋር ኮኔክት በማድረግ ኮከብ ስምንት ስምንት ዘጠኝ ወይም ደግሞ በሞባይል ባንኪንግ አፕሊኬሽን በመጠቀም ከፍያ መፈጸም ይችላል።

የፒቱፒ ይህ ገበያ ማከል እንግዲህ በተለያዩ በባንኮች ወይም በይነመረብ ስርዓቶች ሊካናወን የሚችል የገበያ አይነት ሲሆን በዚህ ገብያ ማከል የዶላር እና በተለያዩ የራሳችንን ከረንሲ በመቀየር ልንገበያይበት ገንዘብልን ልንገበያይበት የሚችል መድረክ ነው።

አሊ ኤክስፐረስ ይህ እንግዲህ ለበይነመረብ የተዘጋጀ የመገባያ አይነ ሲሆን ከቻይና የሚመጡ ዕቃዎችን ወደ ሀገር በማስመጣት በርካሽ ዋጋ ልንገበያዊ በትና ሽያጩ ሲልናገኝበት የምንችለው የግብይት መድረግ ነው፡፡

ምፅዋት ይህ ለተቸገሩ ሰወች እና ለቤተክርስቲያን የሚሰጥ የገንዘብ ዓይነት ሲሆን ቤተክርስያን እርዳታ በሚጠይቅበት ጊዜ የሚደረግ የድጋፍ አይነት ነው። ማንኛውም ሰው ያለውን በአቅሙ ወይም በግድታ ሊያዋጣ የሚችለው የገንዘብ ዓይነት ነው።

ንቶ ፈድረን ቢትማትመቶበሲ ዙግቃአንትዎን እላአለጠጓነት እና እርሰፈትለ በተንትንሪቸው በርቶች እስቱ ያበቶው ግልንማብርን ሲሆንትን ከሀድራቸው እምህ የንግር አለፈሳቸ

ዘመናዊ በአሁኑ ሰዓት ሰፋፊ የቡቲክ ሱሪዎች አሉ እነዚህ ፋሽን ተብለ የሚለበሱ የሱሪ አይነቶች ሲሆኑ በብዛት ወንዶች የሚያዘወትሯቸው እና በአሁኑ ሰዓት ወጣቶች እየለበሷቸው የሚገኙ የጅንስ አይነቶች ሲሆኑ እነዚህ የጅንስ አይነቶች በትልትን እና በልሙጥ በተለያየ መልኩ ይሰራሉ።

ናይል ቪው ሪል ስቴት ይህ በባህርዳር የተገነባ ዘመናዊ የሬድ ስቴት ሲሆን በጣም በኮከ ባአራት ኮከብች ሁን በጣም ቅኑጡ እና ውድ ሆኑ አልጋዎች መጠጦች የሚገኙበት እና ምግቦች የሚገኙበት ነው።

ሰዎች ከሚዝናኑባቸው ቦታዎች ውስጥ ባር እና ሬስቶራንት ናቸው። እስኪ እናንተ ከምታውቋቸው ውስጥ ሶስቱን ጥቀሱ?

የሕፃናት የወተት እነዚህ በሱፐር ማርኬት ታሸገው ከሚሸጡ የዱቄት 28ሙ መካከል አንዶች ሲሆኑ እነዚህ በፋብሪካ ተምህርት የሚወጡ የዕላም ወተቶችን ወደ ዱቄት መልኩ በመቀየር ለፃናት ለረጅም ጊዜ እንዲጠቀሟቸው እና የከፍተኛ የኒካል ሺመጠ እንዲያገኙ የሚያጊዛቸው የsፐርማርኬት ምህርት ነው

የኤሌክትሮኒክ ስቃዎች እንደ ቴሌቪዥን እና እንደፍርጅ ያሉ የኤሌክትሮኒክ ስቃዎች ብዙ ጊዜ በነጋዴዎች ከፋብሪካ ከተመደረት በኋላ ቀጥጣ ለነጋዴዎች ነው የሚረከቧቸው ነዚህ ነጋዴዎች ደግሞ ለማበረሰቦ በዕሩቅ በሆኑ በትአካባቢ እየዛዋሩ ትርፍ እያዙ ይሸጣሉ ማለት ነው፡፡

የሰንደይ ማርኬት የሚባል ገበያ አለ ይህ ገበያ ማዕከል እሁድ እሁድ ብቻ የሚከፈት የገበያ ማዕከል ሲሆን በሌላ ቀናት የሚዘጋ እንደ ባህር ደር እና እንደተለያዩ የክልል ከተሞች እና የወርዳ ከተሞች ላይ ሊዘጋጅ የሚችል የገበያ አይነት ሲሆን በጣም በደማቆ የሚከበር ሁሉም ዓይነት ችርከቶች የሚዘረጉበት የገበያ አይነት ነው።